በባህር ዳር በጣና ዙሪያ ከሚገኙ መናፈሻዎች ዉስጥ አንዱ የሆነው ብሉ ናይል ፤ እጅግ በጥም ዉብ እና ያማረ ለመዝናኛነት የሚያገለግል ትንሽዬ ጀልባ ያለው ቆንጆ ዉብ ቦታ

በግብርና የሚተዳደር ፤ የከብቶች ግጦሽ ወይም መኖ ሲሆን ዝንጉርጉር ወይም ቡራቡሬ የሚባል ቀለም ያላቸው ከብቶች ምግባቸውን በመመገብ ላይ መሆናቸውን ያሳያል ።

ቤት ለማጽዳት የምንጠቀምበት የቤት መጥረጊያ ሲሆን የእጅ መያዣው ከብረት የተሰራ እንዲሁም መሃል ላይ ከፕላስቲክ የተሰራ እና ለቤት ማጽጃነት የሚውል መጥረጊያ ነው።

ቅመማ ቅመም ወይም እርጥብ ቅጠሎችን የሚጨቀጭቁበት ትንሽዬ መጨቅጨቂያ። እንደ ሙቀጫ አይነት ሆና ግን ትንሽዬ መጨቅጨቂያ ለቅመማ ቅመም እና ለእርጥብ ቅጠሎች መጨቅጨቂያነት የሚያገለግል ከእንጨት የተሰራ።

ባህላዊ ስሪት ወይም በክር የተሰራ የሴት ልጅ ቦርሳ ፤ ከቆዳ የተሰራ ፤ ማንገቻዉ በቆዳ ታቹ ድዛይኑ በክር የተሰራ።

ወንጀለኛ ዳኛ በሚል ርዕስ የተፃፈ የመፅሀፍ ሽፋን አረንጓዴ በሰማያዊ ከለር የተፃፈ እና ከማንበብ ብዛት የተቀደደ የተለጣጠፈ የሚመስል ወረቀት

በገጠር አማ ቦታ ከብት ባላቸው ቦታዎች የሚጠጣ አጓት የሚባል መጠጥ፤ ከቅል የተሰራ የመጠጫ ዓይነት።

በተራሮች የተከበበ እና በዛፎች መካከል የሚገኝ ሀይቅ ወይም ውሃ፤ ጥልቀቱ አይታወቅም ግን እጅግ ውብ እና ማራኪ የሆነ፣ ለመዝናኛነት የሚያገለግል።

እርዳታ ለማከፋፈል ወይም ለመከፋፈል የተሰባሰቡ ማህበረሰቦችን የሚያሳይ ሲሆን እርዳታውም እተከመረ የማዳበሪያ ወይም የ እህል እርዳታ ነው።

በአስፓልት ዳርና ዳር ያሉ የገበያ ማእከሎች እንዲሁም የመኖሪያ ወይም ንግድ የሚካሄድባቸው ትልልቅ ህንጻዎች እና መሃል ላይ አስፖልት ይታያል።

የኢትዮጵያ ባህላዊ ምግብ በዓመት በዓል ወቅት እንደዚህ በእያይነቱ በፍስክ የተሰሩ ወይም ፆም ያልሆነ ምግብ የተቀላቀረበት ነው። በጣም እጅግ ጣፋጭ አና ደስ የሚል ቴስት ያላቸው ተወዳጅ ምግብ ነው ጅግ በጣም ይወደዳል።

ከኢትዮጵያ ባህላዊ ምግቦች ውስት አንዱ የሆነው አንዱ የሆነው የጥሬ ስጋ የሚዘጋጅ ቁርት እየተባለ ሚጠራ ፤ በጥቁር እና በ ነጭ እንጀራ እንዲሁም በሚጥሚጣ ለምግብነት የቀረበ።

መሰረተ ልማቶችን ከሰሩ በኋላ የከተማዎቹ አስተዳደር የተሰራዉን መሰረተ ልማት እየጎበኙ ወይም ዉኃ የማዉጣት ፕሮግራም።

በበህርዳር የሚገኝ የሁለተኛ ደረጃ የከፍተኛ ትምህርት ቤት መሰናዶ አጥር፤ ከዉጭ ጣና ሀይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት የሚል ማስታወቂያ ያለበት ሰማያዊ የብረት አጥር ያለዉ።

ጭላዳ ዝንጀሮ ከተራራና ዛፎች መሃል ካለዉ ተራራዉ ላይ ወይም መዳዉ ላይ በመቀመጥ ጸሃይን እየሞቁ፣ እራታቸዉን እየበሉ የሚገኙበት ሁኔታ፡፡

የዘይት ጎማዎችን እና የሳሙና ጎማዎችን በመሰብሰብ የሚተዳደሩ ፤ በተለምዶ ቁራሌ ብለን የምንጠራቸዉ የሰበሰቡት።

ስንዝሮ በህጻናት መዝናኛ ፕሮግራም ላይ የሙዚቃ ዝግጅቱን የሚያቀርብልን ፣ ህጻናቶችን የሚያዝናናልን እጅግ በጣም አስደናቂ የአሻንጉሊት ወይም የሞዴል ቅርጽ ያለው

አንድ ገበሬ ወይም ብዙ ገበሬዎች በአንድላይ ሆነው ፤ ዘር ከዘሩ ቡሃላ ለገበያ የሚያቀርቡት ድንች በአረንጓዴ ማዳበሪያ ተቀምጦ ለገበያ ሽያጭ የቀረበ የድንች ፍሬ።

ለሰርግ ዝግጅት ወይም ደሞ ለልደት የሚሆን በአበቦች የተዋበ እንግዶች የሚቀመጡበት ቆንጆ ቦታ ነጭ፥ ሰማያዊ ፥እንዲሁም የተለያዩ አረንጓዴ የተለያዩ አይነት ከለሮችን የያዘ ለድግስ የሚሆን ቦታ።

ጥጃዎቹ በመመገብ ላይ ነው ያሉ፥ በገጠራማ አከባቢዎች ወይም በዛፎቹ መሃል የተከበበ ቦታ በግጦሽ ላይ፣ ሳር የቀረበላቸዉ ምግብ ላይ ያሉ ጥጃዎች፡፡

ስፕራይት ከአልኮል ነፃ የሆነ መጠጥ በአረንጓዴ ጠርሙስ የሚዘጋጅ ከሎሚ ጣዕም ያለዉ የኮርኪ ክዳን ያለበት።

ለሰርግ ወይም ለተለያዩ ፕሮግራሞች የሚውል በአበቦች ያጌጠ የመድረክ ዝግጅት በወይንጠጅ እና በአረንጓዴ ከለር እንዲሁም በነጭ መጋረጃ የተዋበ አዳራሽ።

በኑሮ የተጎሳቆለች አንዲት እናት፣ የምታጠባ ህጻን ልጅ ያላት፣ አንድ ፍራሽ ያላት፣ ቆርቆሮ በቆርቆሮ ቤት ዉስጥ የምትኖር።

ክሊኒክ ውስጥ ከሚገኙ የህክምና አይነቶች አንዱ ሲሆን ይኸውም የህጻናት ምርመራ ነው።

ለችርቻሮ የሚሸጡ የአትክልት አይነቶች ካሮት ፣ ቀይስር ፣ ድንች ፣ ቀይሽንኩርት በገበያ ላይ የቀረቡ ፤ ከገበሬው እጅ ወደ ነጋዴው እጅ የገባ

የኢትዮጵያ ባህላዊ አልባሳትን በገበያ ላይ የሚያሳይ ምስል ሲሆን የተለይየ ቀለም ያላቸው ለወንድና ለሴት የሚሆኑ ሸሚዞች እና ሱሪዎች ለሽያጭ ቀርበው ይታያሉ።

በእርከን የተዘጋጀ፣ ለም የሆነ የእርሻ መሬት ሲሆን፤ በዚህ መልኩ በእርከን ከተሰራ በኋላ ለእርሻ ዝግጁ ይደረጋል።

የኢትዮጵያ ብሄራዊ ቡድን ከአቻው ጋር የሚያደርገውን ግጥሚያ በኢትዮጵያ ካሉ መገናኛ ብዙሃን ውስጥ በአንዱ በሆነው በኢቢኤስ ቴሌቪዥን እየተላለፈ

የአባይ ፏፏቴ። በተራራዎች እንዲሁም ከፏፏቴው የሚወጣ ጭስ፣ ጭጋጋማ የሆነ የሰማይ ነፀብራቅ፣ በተራራዎች እና በአረንጓዴ ተክሎች የተከበበ የአባይ ፏፏቴ ወይም ጭስ አባይ ፏፏቴ።

በገጠራማ ቦታዎች ላይ የሚደረጉ የሳር ክምር አለ፤ አንዲት አዛዉንት የሆነች ሴትዮ በመንገድ ላይ እያለፈች ፤ ረጃጅም ባህርዛፎች ያሉበት የገጠራማ ቦታ።

ሴቶች የሚዘንጡባቸውን ቆንጆ መዘነጫ ቀሚሶች የሚሰፋበት ሱቅ። የተለያየ ቀለም ያላቸውን ልብሶችን የሚሰፋ ወጣት ልጅ፤ እንዲሁም ደግሞ የተሰፉ የሚያማምሩ የሴቶች መዘነጫ ቀሚሶች ይታያሉ።

ይህ ባህላዊ የምግብ አዳራሽ ሴቶቹ የባህል ልብስ ለብሰው የሚያስተናግዱበት፣ ከእንጨት የተሰራ ወንበር እንዲሁም ከቆዳ የተሰራ መቀመጫ ያለበት ቦታ ነው።

የአዊ ብሄረሰብ ባህላዊ አለባበስ ሲሆን፤ ቀይ ጃኖ እንዲሁም ደግሞ በአንገቱ ያደረገችው የብር ጠገራ እንዲሁም መቀነትና ጥቁር ሻሽ መዋቢያ ጥቁር ጌጥ ያደረገች ልጃገረድን የሚያሳይ ምስል ነው።

አንድ ገበሬ ምርት ወደ ገበያ ከማቅረቡ በፊት የሚደረግ ዝግጅት ፤ መሬቱ ከታረሰ ቡሃላ ዘር እየዘራ የሚያሳይ ምስል ፤ እና የተቆፈረ፣ በግብርና መንገድ፣ ባህላዊ በሆነ መንገድ።

ካንጋሮ የዱር እንስሳ ፤ እጅግ በጣም የሚያምር ፣ ወንዛማ፣ እንዲሁም ደረቅ ቦታዎች ላይ ደስ በሚል ሁኔታ ያለች።

በግብርና ምርት ዉስጥ ከምናገኘዉ አንዱ የሆነዉ የአቮካዶ ምርት በፋብሪካ ገብቶ ለምግብነት ዝግጁ እንዲሆን እየተደረገ ወይም እየታሸገ ያለ ለገበያ ለመቅረብ ዝግጁ የሆነ አትክልት።

ልብስን ለማጽዳት የምንጠቀምበት አንዱ መገልገያ የሆነዉ ሳሙና ፤ ነጭ ከለር ያለዉ ፣ ሳሙናዉ በሚሰራበት ሰአት ፤ ሳሙናዉን የሚቆርጡት ፤ በማሽን እይተቆረጠ የሚያሳይ ነው።

የሃር ትል ነው ። ሃር በሚያመርትበት ጊዜ ትሉ ሃር በሚያመርትበት ጊዜ የሚያሳየን አረንጓዴ ቅጠል ነው። ከታች ከስር ሃር።

ባህላዊ የመጠጥ እቃዎች ይታያሉ። እነዚህም ዋንጫ ከከብት ቀንድ የሚሰራ ፣ ቶፋ ከሸክላ አፈር የሚሰራ እና ማንቆርቆሪያ ከብረት የሚሰራ ነው።

በሁለት ተራራዎች መካከል፤ እንዲሁም ጥርት ባለ ሰማይ ጸሃይ ስትጠልቅ፣ ተራራና ሜዳ ሸንተረሩ ያለበት ምስል ነው።

በኢትዮጵያ ባህላዊ መንገድ የገና ዕለት የሚጫወቱት የልጆች ጨዋታ። በሜዳማ በሆነ ቦታ እና የባህል ልብስ በመልበስ እንዲሁም ሩር ይዘው በማሽከርከር የሚጫወቱት የወጣቶች ወይም የህፃናት ጨዋታ።

ገበሬዎች ምርት ከሰበሰብን በኋላ የሚያደርጉት ገለባዉን እና ፍሬዉን የሚለዩበት እህል እየወቁ ከብቶችን በመጠቀም እና የሳር ክምር

ጭጋጋማ ቦታ፣ ተራራማ ቦታ እንዲሁም አንድ ሰው ጉዞ እያደረገ ይታያል።

ምስሉ ትራራ ላይ የተሰራን እርከን የሚያሳይ ሲሆን ፤ በተራራው ላይ ዛፎች ይታያሉ እርከኑ አፈሩ እንዳይሸረሸር ይከላከላል።

የመሬት አቀማመጥ ወይም ተራራማ እና መሃል ላይ ትንሽ የዉሃ ኩሬ ነገር የያዘ ፤ መልከአ ምድሩ ያማረ በደመና የተሸፈነ ፤ እና ደመናው ለቀቅ ያደረገዉ ሰማይ።

በምስሉ ላይ ሁለት መኪናዎች የሚታዩ ሲሆን አንደኛው ቀይ ቀለም ያለው ሲኖትራክ መኪና ሲሆን ሌላኛው ደግሞ ቢጫ ቀለም ያለው በመቆፈር ላይ ያለ ነው። መሬቱን በማስተካከል ላይ ናቸው ።

አንድ የኪነ ጥበብ ቡድን የሚያደርገው የባህላዊ ጭፈራ አይነት በመድረክ ላይ መድረኩን አስውበው መድረክ ላይ የሚዘፍኑ ወጣቶች።

በኮረና ወረርሽኝ ጊዜ ለስራ ወይም ለስምሪት የወጡ የህግ አስከባሪዎች ፤ የመንገድ ደህንነት ሲባል እነዚህ ስራቸዉን በአግባቡ የሚሰሩ የህግ አስከባሪዎች።

የህብረት ኢንሹራንስ አርማ እንግሊዝኛ እና አማርኛ የተጻፈ የሃያ አመት አስተማማኝ አገልግሎት የሚል ጽሑፍ ያለበት፤ በሁለት እጆች መካከል የሚገኝ ምስል ነው።

የከባድ መኪና ተሽከርካሪዎች የሚያልፉበት አስፋልት ፤ እና አልፎ አልፎ የሚታዩ የመንገድ ዳር መብራቶች ፤ እንዲሁም ኮንቲነሮች።

አንድ ወጣት ራሱን እያዝናና ወይም ዋሽንት እየተጫወተ ባህላዊ የሆነ ዋሽንት፤ ከሙዚቃ መሳርያዎች ውስጥ አንዱ የሆነውን ዋሽንት እየተጫወተልን ያለ ወጣት።

ይህ ጥንታዊ እና ዘመናዊ የሆነ በአዲስ አበባ የሚገኝ የቅድስት ስላሴ ካቴድራል በቤተክርስቲያን ሲሆን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አገልግሎት የሚውል እና ትልልቅ ሰዎች ሲሞቱ የሚቀበሩበትቦታ ነው።

የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በአምልኮት ጊዜ የሚያደርጉት ጸሎት ወይም የጸሎት ጊዜ

በባሕር ዳር የሚገኝ ትልቅ ሆቴል ባለ አራት ፎቅ ያለው ህንጻ ዲላኖ የመዝናኛ ስፍራ ያለው፤ ሙሉ ሆቴልና ስፓ ያለው የሚያምር አቋም ያለው ቦታ።

እስፖርታዊ እንቅስቃሴ ለመጠቀም የምናውላቸው የተለያዩ የቤት እቃዎች በያይነታቸው ወይም እንደየ እስፖርቱ አይነት ተደርድረው የሚገኙበት መሸጫ ሱቅ።

ከእንጨት የተሰራ የማእድ ቤት እቃ፣ እቃወችን ለመደርደር የምንጠቀምበት፣ እቃዎችን ለማጠብ የሚያገለግለን የዉሃ ቧንቧ፣ የተለያዩ አይነት መሳቢያ ያለው።

የኢትዮጵያ ባህላዊ አለባበስ ፤ ድዛይነሮች የተጠበቡበትን ወጣት ልጅ በማስተዋወቅ ላይ ያለች ፣ ጸጉሩዋን ሹርባ የተሰራች እንዲሁም ብዙ ወጣቶች የባህላዊ ቀሚሱን በመመልከት ላይ አሉ።

ጡንጅት ፤ የተለያየ አይነት ለህክምና የሚውል ቢሆንም በዋናነት ግን የምንጠቀምበት ለጭስነት ወይም የህጻን ልጅ ልብስ ለማጠብ እንጠቀምበታለን።

በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የታቦት ወይም የንግስ ቀን ወይም ደግሞ የጥምቀት ዕለት ወጣቶቹ ምንጣፍ በማንጠፍ ያማረ ቀሚስ ወይም የባህል ቀሚስ በመልበስ የሚያሳይ

የአንደኛ ደረጃ ትምህርት ቤቶች በረፍት ጊዜያቸው ግጥሚያ ወቅት አንድ ህጻን ወይም አንድ ተጫዋች የፍጹም ቅጣት ምት የሚመታ።

በፈረስ የታገዘ ውጊያ የሚካሄድበት ቦታ ሲሆን ፤ ትራራው፣ ሳሩ፣ አፈሩ፣ ዛፎች እና ሰማይ የሚታይበት ምስል ነው።

ከብረት የተሰራ የልብስ ማስጫ ተጣጣፊ እንዲሁም ለኮንዶሚኒየም ቤቶች እጅግ በጣም ጠቃሚ የሆነ የቤት እቃ ነው። የታጠቡ ልብሶችን ለማስጣት የምንጠቀመው ነው።

ለምግብ እና ለ ህክምና እንንዲያመች ከተለያዩ ሃገራት የተሰደዱ ስደተኞችን በአንድ ላይ አድርጎ የእርዳታ ድርጅት የሚሰጥ ዩኒሴፍ የተባለ ድርጅት የዘረጋው ድንኳን።

ከአልኮል ነጻ የሆነ ሶፊ ማልት የተሰኘ ይህ መጠጥ ከገብስ የሚዘጋጅ ወረቀት የተለጠፈበትና በጠርሙስ የተዘጋጀ እና ከላይ በኮርኪ ክዳን ያለው

ከእንጨት የተሰራ ለመወያየት የሚጠቅም ጠረጴዛ ፤ አግዳሚ ወንበር ትንሽዬ መደገፊያ ያላት አግዳሚ ወንበር፤ ጠረጴዛ ለውይይት ከቤት ውስጥ ወይም ከግቢ ውስጥ ያለ ቦታ።

ለዉድድር ወይም ለዓመት በዓል ፈረሶችን ለማስጌጥ የሚያገለግል የፈረስ ጌጣጌጥ ወይም የፈረስ አልባሳት። በቀይ ከቆዳ የሚሰራ ወይም ከክር የሚሰራ ጌጣጌጦች።

አጋዕዝተ አለም ስላሴ ቅዱስ ስሉስ አብ ወወልድ ወመንፈስ ቅዱስ ብለን የምንጠራቸው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትልቅ ቦታ ያላቸው የስዕል አድኖ። አጋዕዝተ ዓለም ቅድስት ስላሴ።

የመዋኛ ገንዳ አረንጓዴ ተክል፣ ጥላዎቹ ፣ ጃንጥላዎቹ ፣ ጠረንጴዛዎቹ ከዋና ወጠው ወደ ወንበሮች የሚቀመጡበት ዋናተኞ የሚያርፉበት ከእንጨት የተሰራ ነው።

ከአረንጓዴ ምንጣፍ ላይ የተቀመጠ የአየር ማቀዝቀዣ በቢሮ ወይም በመኖሪያ ቤቶች አካባቢ በጣም ሙቀት ሲጨምር የምንጠቀምበት የእቃ አይነት ነው።

የባህር ዳር ከተማ የእግር ኳስ የመለያቸው ባንዲራ ሙሉ ሰማያዊ የሆነ በውስጡ የጭስ አባይ ፏፏቴ እና ዘንባባ ያለበት ነው።

የእርሻ ማሳ ገበሬዎቹ በአንድ ከብትና በአንድ ፈረስ አንድ ህፃን ልጅ እየመራ ከኋላ እንስት እናት እየገፋች እርሻውን እያረሱ መሬቱን ለዘር እያዘጋጁት።

በመኖርያ ቤት አካባቢ የምናገኘው ወይም የቴሌቬዥን ማስቀመጫ በጎን በኩል የምናያቸው ትንንሽ አበባ ማስቀመጫ ለተሌቬዥን ማስቀመጫ ግድግዳው ላይ ግራጫ ከለር ያለው።

የአማራ መገናኛ ብዙሃን የዜና ሰአት የሚቀርብበት ዝርዝር ዜና እየቀረበ ያለበት ሰአት።

በጥቅም የሚውል የቡና ፍሬ የደረሰ የቡና ፍሬ ይህንን ከመለቀሙ በፊት ወደ ቡና ለገበያ ከመቅረቡ በፊት ዛፉ ላይ ያለ ፍሬ ነው።

ከፍራፍሬዎች ውስጥ አንዱ የሆነው የሙዝ ፍሬ ለምግብነት የደረሰ ከመቆረጡ በፊት እስከነግዱ ያለ ከጀርባ በሚታዩት እረጃጅም ዛፎች አካባቢ የተተከለ።

የአማራ ብሔራዊ ክልላዊ መንግስት የአካባቢና ደን ጥበቃ ባለስልጣን የመለያቸው አርማ ነው። ይህን አርማ ደብዳቤ ወይም ደግሞ ለተለያየ ነገር የሚጠቀሙት መለያቸው ነው።

አልወለድም የሚል በእውነተኛ ታሪክ የተመሠረተ እውነተኛ መጽሐፍ ሲሆን ከበሩን የመጽሐፉ ሽፋን የመጽሐፉ ርእስና እርጉዝ ሴት

ድልድይ ከድንጋይ ወንዞችን ለመሻገር የምያገግለን ድልድይ ድንጋያማ ቦታን እንዲሁም ረጃጅም ዛፎች የቆዩ ዛፎች አረንጕዴ ለምልመው ነው::

በመብራቶች ያሸበረቀ እንዲሁም ለመጠጥ ወይም ለመዝናኛነት እንዲመቹ ሁነው የተሰሩ ወንበሮች እና የተለያዩ አይነት ማስዋቢያ ያለበት የመዝናኛ ቦታ ወይም የመጠጫ።

የስብሰባ አዳራሽ በጣም ብዙ መብራት ያለበት ቀይ ወንበሮች ነጭ የለበሰ ረጃጅም ጠረጴዛዎች ከአምሳ ሰው በላይ የሚይዝ አዳራሽ።

በኢትዮጵያ አየር መንገድ ውስጥ የሚሰሩ የመሰተንግዶ ባለሙያ ከሀገር ሀገር እየተንቀሳቀሱ በበረራ ወቅት መስተንግዶ የሚሰጡ።

ዱለት የተዘጋጀ ለምግብነት የቀረበ ሶስት ቁርጥ ያለው በሚጥሚጣ በጎን በኩል የሚጠጣ መጠጥ በፕላስቲክ ወይም ደብርጭቆ የቀረበ።

የኢትዮጵያ የህዝብ ይቆጠራል የሚካሄድበት ሀረር የሚገኘው ወይም ከሀረር ቅርንጫፍ ያለ የማስታወቂያ ሰለዳ ነው።

ሻይ በቡና ሻይ ስኳሩ ያልተማሰለ ማንኪያ ከውስጥ ያለው ከጀርባ የጠራር ዳቦ ያለበት በቀላሉ ከማንኛውም ግቢ የምናገኘው ነው።

የሃይማኖት መሪዎችና አስተማሪዎች እምነቱን በመጠበቅና ለተከታዮቻቸው በመምራት ኃላፊነት አለባቸው።

በቆሎ ወይም ማሽላ ዝንጉርጉር በቆሎ በሃገራችን ሀገርቾ እያልን የምንጠራው ለመበላይ የደርሰ ወይም ተጠብሶ ወይም ተቆልቶ ለመበላት የደረሰ የሃገርቾ ማሽላ ወይም በቆሎ ።

በኤል ዲዛይን የተሰራ የመኖሪያ ቤት ጣራው ቀይ ቀለም የተቀባ፥ አንድ ዛፍ ያለበት፥ ምንጣፍ ያለውና ብዙ ክፍሎች ያሉት የመኖሪያ ቤት ነው።

ላሊበላ ዉቅር አብያተ ክርስቲያን ዉስጥ ከቤተከርስቲያን ለደወል ቦታ ያለበት ሁለት የመግቢያ እና ሁለት የመስኮት ያለበት ቦታ።

ቤተመጻሕፍት ገብተው የሚያነቡ ብዙ ተማሪዎች ብዙ ጠረጴዛዎች ተማሪዎች በማንበብ ላይ እውቀትን በመሸመት ላይ የሚገኙ።

የኢትዮጵያ ባህላዊ ዘፈን ከሆኑት ውስጥ አንዱ ተቀበል ቁጥር አንድ፣ ቁጥር ሁለት፣ ቁጥር ሶስት እያለ የሚሄድ የባህል ዘፈን ሰዎች ቁጭ ብለው በመዝናናት ላይ እያሉ ድምፃዊው እየዘፈነ እያዝናናቸው የሚገኝ

ለሰውነት እንቅስቃሴ የሚያገለግል ቦታ የራሳቸውን የሰውነት ጥንካሬያቸውን እና ሰውነታቸውን ዘና የሚያደርጉበት ጡንቻቸውን የሚያጠነክሩ ስፖርታዊ እንቅስቃሴን የሚሰራበት ቦታ እና የሚሰሩ ወጣቶች እንድሁም አዛውንቶች።

በታጠነ ቶፋ ላይ ወይም ማሰሮ ላይየመሾም ጠላ እየቶሾመ የጠላ ማጣያ ግብጦ የቀረበ

እናቶች ንፍሮ ወይም ደግሞ ቅቅል የሚቀቅሉበት የድስት አይነት ቶፋ ይባላል። ከኋላ ደግሞ እንጨት

በሰሜኑ ክልል የሚገኝ የትግራይ ብሄር ፣ ከትግራይ ብሄር ወይም ባህላዊ የምግብ ዓይነት ጥህሎ የሚባል እንደ ገንፎ ሁኖ በማንኪያ የሚበላ ባህላዊ ምግብ

ወደ ሐረር አካባቢ የሚዘጋጅ የስፌት አይነት ነው። ቤታቸውን የሚያስጌጡበት ጌጣጌጥ ሀረሮች ብዙ ጊዜ በዚህኛው ጌጥ ይጠቀሙበታል።

በባዕል ወቅት ወይም ድግስ ብዙ ቤተሰብ ባለበት ወይም ደሞ ብዙ ጓድኛ ሰብሰብ ብሎ የሚበላው ማህበራዊ ደስ የሚልና የተለያየ አይነት ቃና ያለው የምግብ ይነት በያይነትነው።

በክርስትና እምነት ተከታዮች ዘንድ እንደ ማተብ የሚያገለግል ከቆዳ የተሰራ መስቀል ልጅቷ በእጇ የያዘችው ማራኪ።

ጫማ በማጽዳት የምትተዳደር እህታችን መንገድ ዳር ቁጭ ብላ የሰዎችን ጫማ በማሳመር እና ቆንጆ በማድረግ ስራዋን እየሰራች ያለች እህታችን ድንቅዬ ወጣት ሴት ነች።

በውቢቷ ባህርዳር የሚገኝ የድብ አንበሳ ሆቴል በአረንጓዴ ዛፎች የተከበበ እና የመኪና ማቆሚያ ያለው ብዙ የእንግዳ ማረፊያ ያለበት ሆቴል።

የኢትዮጵያ አየር መንገድ አርማው አረጓዴ ቢጫ ቀይ ኢትዮጵያ የሚለው በእንግሊዘኛና በአማርኛ የተፃፈ ልዩ መለያው የሆነ የኢትዮጵያ አየር መንገድ።

ለብዙ አገልግሎት የሚውል የማር አይነት በፈሳሹ እና ከእንጀራ ማር የሚባለው በጎን ነው። በብርጭቆ ያለው ፈሳሽ ማር።

በገጠራማው ክፍል የሚገኙ የኢትዮጵያ ማህበረሰቦች ትልልቅ እናቶች ሻሽ የሚያስሩበት የሻሽ አስተሳሰር አይነት ነው። ጥቁር ሻሽ በደንብ አድርገው የሚያስሩበት።

ገባያ ላይ የቀረበ የአፕል አይነት ተዘጋጅቶ ለገበያ ሽያጭ ዝግጁ የሆነ በካርቶን የታሸገ በነጭ ፌስታል እና በነጭ ማሸጊያዎች የተዘጋጀ።

የአንደኛ ደረጃ ትምህርት ቤት መምህራን እና ተማሪዎች ለማስታወሻነት የተነሱት ፎቶ ግራፍ ከጀርባቸው በነጭና ሰማያዊ ያሉ ቢሮዎች አሉ። የልጅነት ማስታወሻ።

ሙስሊሞች በረመዳን ጊዜ ሶላት ለማሰገድ እየተዘጋጁ አባቶች ከጀርባ መብራቶች ተዘጋጅተው አዳራሹ ውስጥ ።

የባህል ጭፈራዎችን የሚያሳዩ ወንድና ሴቶች እንስቶች ተባአቶች አንድ ላይ ሙዚቃ በማቅረብ የሙዚቃ ድግስ ላይ ሰዎችን ለማዝናናት ይታያሉ።

የፊልም ማስታወቂያ በፎቶ የወንድማገኝ ለማ ፊልሙን በፎቶ ግራፍ እያስተዋወቁ ህጋዊ ደሃ የምስል የፊልም ከቨር።

አጨዳ ወቅት የሚሰራ ወጣት እህሉ ደርሶ የሚታጨድበት ለምግብነት የደረሰ እህል እየታጨደ። ተራራዎቹ ሸንተረሩ ደስ የሚል እይታ።

ሲፊ ቡና የተባለ ከአልኮል ነጻ የሆነ ከቡና እና ከገብስ የተዘጋጀ በአማረኛ እና በእንግሊዘኛ አርማ የተለጠፈበት መጠጥ።

አልሚ ምጥን ሽሮ በእንግሊዘኛ እና በአማረኛ የተጻፈ ለገበያ ላይ የሚዉል ታሽጎ የቀረበ የሽሮ አይነት በቢጫ ቀለም እና በነጭ ሁኖ ያለ አርማ አለው።

ሰዎች የተለያዬ አይነት ችግር ገጥሟቸው እና ፍርድ ቤት በሚሄዱበት ጊዜ ዳኞቹ የሚመቱበት ደወል እና እኩል ሚዛናዊ የሆነ ፍርድ እንፈርዳለን በሚለው ያስቀመጡት ሚዛን ነው።

ወጣቶቹ ጸጉራቸውን ሹርባ ተሰርተው ባህላዊ ቀሚስ ለብሰው የጓደኝነታቸውን ፍቅር ይዘው ታቦት እየሸኙ ነው።

የአያት አክሲዮን ማህበር አርማ ሶስት ጎጆ ቤቶች ያሉት ዞሮ መግቢያዬ የሚል በአማርኛና በኢንግሊዘኛ የተፃፈ የአያት አክሲዮን ማህበር አርማ።

ገበያ የአትክልት መሸጫ አትክልት ጎመን ሰላጣ እና የሚገዛና የሚሸጥ ሰው ያለበት ግብይት የሚካሄድበት ጥቅል ጎመን ያለበት የገበያ ማዕከል።

ከግብርና ውጤቶች ውስጥ አንዱ የሆነው አተር ወይም እሸት አተር ለምግብነት የሚውል የምንጠቀምበት።

ከኢትዮጵያ ኮሌጆች ውስጥ አንዱ የሆነው የጂጂ ኮሌጅ አርማ በውስጡ የእንግሊዘኛ ፊደል ጅ እና ቲን ተጠቅሞ የሰራበት እና ፋሲለደስ ግን ያለበት አርማ

የአማራ ብሄራዊ ክልላዊ መንግስት አስተዳደር ስነስርአት የተዘጋጀ በአማራ ቲቪ እና ቴሌቪዥን የሚቀርብ የዜና ሰአት ወይም የዜና ጊዜ ነው። የዜና መፅሄት ክፍለ ጊዜ!

ከግብርና ምርቶች ውስጥ አንዱ የሆነው የጤፍ እህል ለመታጨ ደረሰ ወይም ለገበያ ከመቅረቡ በፊት ያለውን ፒክቸር የሚያሳይ

ቅዱስ ላሊበላ ውቅር አብያተ ክርስቲያናት ምእመናን በአንድ ላይ ተሰብስበው ጸሎት ወይም አምልኮ ስርአት የሚያደርጉበት ወቅት

በጤና ተቋማጥ የሚሰጡ የክትባት መርሃግብር ልጆች ሕፃናቶች ከተለያዩ በሽታዎች እንዲድኑ የሚደረግ የክትባት አይነት ነው::

በወጣቶች የሚታይ የፋሽን ሾው ባህላዊ አልባሳት በኢትዮጵያ ባህላዊ አለባበስ እና ባህላዊ የሹሩባ አሰራር የሚያሳይ የፋሽን ሾው።

ቅመማ ቅመም ምርቶች ውስጥ አንዱ የሆነው ጢንአዳም በተራሮች የተከበበና በአትክልት የተያዘ አረንጓዴ ለማማ የሆነ መሬት ያለው እፅዋት እና ማብቀያ ቦታ ያለው ጢንአዳም።

ከስፖርት አይነቶች መካከል አንዱ የሆነው የሩጫ ውድድር ፣ እንዲሁም ከኋላው ኢትዮጵያዊ አትሌት እና ኬንያውያንን አስከትሎ እየሮጠ ያሉበት ሩጫ ነው።

አዲስ ዓመት ሲመጣ የምያብቡት ዓደይ አበባ ዉብ የሆነ እና ተራራዎች ሸንተረሮች መልክአምድር የመሬት አቀማመጥ አረንጕዴ ለም ሀገር እና ጥርት ያለ ደመናማ የሆነ ሰማይ ያለው ነው::

ሙሽሮቹ ከሚዜዎቻቸው ጋራ ሃገራዊ አለባበስ ሁለቱ ሙሽሮች የመልስ ፕሮግራም የሚካሄድበት ካባ በመልበስ እንዲሁም ባህላዊ የሆነ የምግብ በማረብ በመሶብ አቅርበው ምግብ የሚበሉበት ስነስርአት ነው።

የተለያዩ አይነት የኮምፒውተር አይነቶች እና ገዥ እንዲሁም ሻጮች ላፕቶፕ እና የደስክቶፕ ኮምፒውተሮች የመሽጫ ሱቅ ግብይት እያካሄዱ ።

ከስር የተሰራ መኖርያ ቤት ወይም ጎጆ ቤት ፤ከታች ያለው ያደጉ ዛፎች፤ ከላይ በሳር የምሰራ ጣሪያ እና በመስታውት አንድ ላይ ተቀላቅሎ የተሰራ መኖርያ ቤት ።

የህግ አስከባሪዎች በበዓላት ቀን ፈትሸው እያስገቡ። ህዝቦችን ለደህንነታቸው ሲባል ወደ ውስጥ እንዲገቡ በፍተሻ ላይ።

ለኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የአምልኮ ስነ ስራአት ወቅት የቅዳሴ ስነ ስርዓት ሁሉም ምዕመናን በአንድ ላይ ቆመው ጸሎት የሚያደርሱበት ስነስርአት

አረንጓዴና ነፋሻማ ቤት ላይ ያለ ዝሆን ረዣዥም አፍንጫ ያለው ኩንቢ ያለው ዝሆን።

ቅዱስ ዳዊት እግዚአብሔርን ለማመስገን ይጠቀምበት የነበረው የበገና አስር አውታር ያለው በገና ይባላል ።በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በጣም አገልግሎት ላይ የሚውል መሳሪያ ነው።

ማዲንጎ አፈወርቅ በኢትዮጵያ ካሉ ድምፃውያን መካከል አንዱ ሲሆን እጅግ በጣም የሚወደድ እና በጣም ታሪካዊ የሆኑ ስራዎችን የሰራ ህይወቱ እስከምያልፍበት ጊዜ ድረስ በሙዚቃ ዓለም የቆየ አርቲስት ነው::

የኢንዱስትሪ ወይም የፋብሪካ ቦታዎች የተወሰኑት በቀይ ቀለም ጣራቸው የተቀባና በሰማያዊ ቀለም ጣራቸው የተቀባ የፋብሪካ ውጤቶችን የሚያደርግ ብዙ ማሽኖች ያለበት ቦታ።

ለወንዶች እና ለሴቶች ለመዋቢነት የሚያገለግል ኒቪያ የሚባል የክሬም አይነት በሰማያዊ እና በነጭ ጽሁፍ ያለበት

በአማራ ክልል ርዕሰመስተዳድር የነበሩት ዶክተር አምባቸው ህይወታቸው እስከአለፈ ጊዜ ድረስ የአማራ ክልል ርዕሰመስተዳድር ሁነው የቆዩ።

የጎንደር ጥልፍ የሚባል ባህላዊ የኢትዮጵያ ባህላዊ አለባበስ፤ በተለያዩ ክሮች የተዘጋጀ ከጥጥ የሚዘጋጅ የልብስ አይነት ነው።

የግብርና ምርቶችን ወደ ገበያ ማቅረብና ተወዳዳሪ ማድረግ የመንግስትና የባለድርሻ አካላት የትኩረት አቅጣጫ መሆን አለበት።

ወጣቱ በስራ ላይ እያለ ጫማ በማስዋብ ወይም ጫማ በማሳመር የሚተዳደር ጎበዝና ታታሪ ወጣቶች ያሉበት ከመንገድ ዳር የተቀመጡ እና ጫማ የሚያስጠርጉ ሰዎች።

ህዳር 2007ዓም የይሁዳ ድልድይ እና ሌሎች ሀሳቦች የሚል የመፅሀፍ ሽፋን ፤የይሁዳ ድልድይ የሚለው በቀይ እንዲሁም ሌሎች ስ ገመድና ሳንትም የሚያሳይ ሽፋን ነው ።

ቬጀቴሪያንነትና ቪጋኒዝም የእንስሳት ተዋጽኦዎችን የማይጠቀሙ የምግብ ምርጫዎች ሲሆኑ የራሳቸው ጥቅሞች አሏቸው።

የሕፃናት ጫማ ገና ሕፃናት በግራቸው መሄድ ሳይጀምሩ መሬት በሚድሁበት ጊዜ የሚያደርጕቸው ስፖንጅ ሙሉ ለሙሉ ከስፖንጅ የተሰራ ሙቀት የሚሰጥ ጫማ ነው::

የቤት ዕቃዎች ከእንጨት፣ ከብረት፣ ከቆዳና ከፕላስቲክ ሊሠሩ የሚችሉ ሲሆን ጥራታቸውና የቆይታ ጊዜያቸው ይለያያል።

የተለያዩ አይነት ሙቅና ቀዝቃዛ የሆነ የሚይዙ መያዣዎች የውሃ መያዣዎች ወይም ማፍያዎች በገበያ ላይ ለሽያጭ የቀረቡ በእቃ መደርደሪያ ላይ ለእይታ እንድመች ሁኖ የተዘጋጁ እቃዎች።

ቤት ለማስዋብ የምንቀምባቸው የተለያዪ እይነት ቀለሞች በገበያ ላይ እየዋሉ። እስከነ መቀመጫቸው በብረት። ጥቅም ላይ ሊውሉ የተዘጋጁ የቀለም አይነቶች ።

እጅግ በጣም የሚያቃጥል እና በጣም ጣፋጭ የሆነ ሚጥሚጣ የሚባል የቃሪያ አይነት ተዘጋጅቶ በተለያየ አይነት የምግብ አገግሎት የሚውል ነው::

የወሎ ባህላዊ ጭፈራ ወንዶቹ እንጨት ይዘው ጠበንጃ ይዘው ሽርጥ ያደገደጉ ሜዳ ላይ ከጀርባቸው ደሞ ተራራ የሚታይ የተወደደ ጭፈራ።

የገቢ ምንጯ የልብስ ስፌት የሆነው እህቶቻችን ከብረት የተሰራና ከእንጨት የተሰራ ጠረጴዛ ላይ ቁጭ አድርጋ ልብስ እየሰፋች የሚያማምሩ ቀሚሶችንና ባህላዊ ልብሶችን የምትሰፋ ወጣት ሴት።

በኢትዮጵያ ከነሀሴ 13 ጀምሮ በወጣት ልጃገረዶች የሚካሄድ የሶለን፣ አሸንዳ ባህላዊ ጭፈራ። ወጣቶቹ በሚያምር ሹሩባና በአገር ባህል ልብስ አምረውና ተውበው የሚያዜሙት ዜማ።

ይህ የሀገር በሀገር የተሰኘ የባህላዊ የምግብ ቤት ቢሆን ማስታወቂያ እየሰራ ያለ ሸክላ ጥብስ እንዲሁም በያይነቱ እና ጠጅ ባህላዊ ምግቦችን እና መጠጦችን ያቀርባል ።

በግብርና ምርቶች ላይ ያለ ዘሩ እንደተዘራ ወዲያውኑ ዘሩ እየበቀለ ያለ ገና አረጓዴ እንደሆነ በመብቀል ላይ ያለ ፍል።

ጋዜጠኞቹ ቃለ-መጠይቅ እያደረጉ ከህዝብ መሃል እየጠየቁ የስራ ሀላፊ ወይም ስራውን የሚመለከታቸውን ሰው ቃለ መጠይቅ እያደረጉ ካሜራ አለ። በካሜራ እንዲሁም በድምጽ እና በምስሉ እየቀረጹ ነው።

ለቡና ማፍሊያነት የምንጠቀምበት ከሸክላ የተሰራ ጀበና ብለን የምንጠራው የቡና ማፍያ ሊቀርብ ዝግጁ የሆነ።

የኢትዮጵያ ምግብ የመሃሉ ሽሮ በነጭ እንጀራ የተዘጋጀ ቲማቲም እንዲሁም ቃሪያ ያለበት ለምሳ ወይም ለራት የሚሆን የምግብ አይነት እንጀራ በሽሮ በቲማቲም

ከቦታ ቦታ ለመንቀሳቀስ የምንጠቀምበት የሞተር ሳይክል መሸጫ ቦታዎች እና ማቆያ ቦታ ለትራንስፖርት የሚገለገሉበት ወይም በግል የሚጠቀሙበት ነው።

በዘንባባና በዛፎቹ እንዲሁም በህንፃ የተከበበ ደረጃው ላይ አረንጓዴ ምንጣፍ የተነጠፈበት ሂል ቤልት የሚል ማስታወቂያ የተለጠፈበት መዝናኛ ቦታ።

እጽዋት በምድር ላይ ለሚኖሩ ህይወት ያላቸው ነገሮች ሁሉ መሰረታዊ የህልውና ምንጭ የሆኑ በፎቶሲንተሲስ አማካኝነት ምግብን የሚያመርቱ ፍጥረታት ናቸው።

በቢሮ ወይም በመኖሪያ ቤት ለመቀመጫነት የሚያገለግል ከስፖንጅ ከእንጨት እና ከቆዳ የሚዘጋጅ የመቀመጫ አይነት ሶፋ።

እነዚህ የለስላሳ መጠጦች ሙሀ የሚያመርታቸው በተለያየ ከለር ፣ስኳር ያለው ፣ስኳር የሌለው በፕላስቲእ የሚያዝ እንዲሁም ደግሞ በብርጭቆ የሚያዝ የተለያየ አይነት መጠን ያላቸው ለስላሳ መጠጦች።

በአጼ ኃይለሥላሴ ዘመን ሲታተሙ የነበሩት የመጽሔት አይነቶች ወይም ጋዜጣ ስለ ሰንደቅ አላማችን ወይም ብሔራዊ በሆነ የልማት እርምጃ ህዝባችን ያደረገው ጥረት በሚል

የሰመራ ዩኒቨርስቲ አርማ በእንግሊዝኛና በአማርኛ የተጻፈበት በእንግሊዝኛ ከተጻፈው ጀርባው በአረንጓዴ ከለር ሰመራ ዩኒቨርስቲ የሚለው በአማርኛ የተጻፈው ሰማያዊ።

ደረቅ ቅመማ ቅመሞችን የምንጨቀጭቅበት ከእንጨት የተሰራ ትንሽዬ ሙቀጫ የምትመስል መጨቅጨቅያ ለባልትና ውጤቶች የባልትና ሱቅ ላይ የሚውል።

የፈረስ ውድድር በዛፎች መሀል ከጀርባቸው በዛፎች የተከበበ ሜዳው ተመልካች ያለበት ውድድሩን የሚያዩ ህዝቦች እና የፈረስ ውድድር

ባዛሮች ላይ ወይም ባዛር የንግድ ትርኢት እና አክስፖ በሚባል ቦታ የማር ምርት እያስተዋወቁ የሚገኝበት።

አፈር እንዳይሸረሸር በእርከን በእርከን የተሰራ መልክዓ ምድሩ ያማረ ቆንጆ አረንጓዴማ ቦታ የሆነ እህል የተዘራበት ለምግብነት የደረሰ ቦታ።

አፄ ሚኒሊክ እና እቴጌ ምስልን የሚያሳይ እና በጀርባቸዉ ተራራ ብዙ ህዝብ እንዲሁም ጋሻ በእጅ የተሳለ።

በ ኦርቶዶክስ እምነት ተከታዮች ዘንድ የሚከበረው የጥምቀት በዓል ።ወይም ቄሱ ፀበል ጥምቀት በሚያጠምቅበትጊዜያት ያለው ስርዓት እጅግ በጣም ውብ እና ማራኪ ።

ሎሚ እና ቤኪንግ ሶዳ ሎሚ ከእንጨት ከተሰራ ማንኪያ ግማሽ የተቆረጠ የያዘ እንዲሁም ከጣውላ ላይ ወይም ከእንጨት የተሰራ ላይ የተበተነ ዱቄት።

ባህር ዳር የሚገኘው አዲስ የአየር መስመር መንገድ ገና ተሰርቶ ያላለቀ፣ አገልግሎት ላይ እየዋለ ቢሆንም ግን ምቹ እና ሰፊ የአስፓልት

ይህ ባህላዊ ጭፈራ ሶለል ወይም አሸንዳ እያልን በሰሜናዊ የሚገኝ የልጃገረዶች ጭፈራ ነው። እንግጫ ወይም ሳር በማሰር ወጣት ልጃገረዶች የሚዝናኑበት ቦታ ነው።

በኢትዮጵያ ማህበረሰብ ውስጥ የሚገኙ ዝክር ወይም ደግሞ ድግስ በወንዶች በኩል ያሉ አባቶች አንድ ላይ ተሰባስበው ዝክር የሚቀምሱበት ሁኔታ ጋቢ ለብሰው የሚገኙበት።

ብዛት ያላቸው ከወርቅ የተሰራ የጣት ቀለበት የተለያየ አይነት መጠንና የተለያየ አይነት ቅርፅ ያለው ለገብያ የቀረበ።

የፍራፍሬዎች የግብይት ቦታ ለገበያ ለምርት የቀረቡት አይነቶች ቲማቲም፣ ቆስጣ፣ ነጭ ሽንኩርት፣ ሰላጣ እነዚህን የመሳሰሉት።

የገበያ ቦታ በትክክለኛው ሚዛን ባልሆነ በባህላዊ በሆነ መንገድ የሚገበያዩ ሰዎች የገበያ ቦታ ::

ይህ ባህላዊ መጓጓዣ በሀይቆች ላይ ለመጓዝ የሚያገለግል ከደንገል የሚዘጋጅ እንጨት ወይም ከሰል ወይም ደግሞ ፍራፍሬዎችን ከቦታ ቦታ ለማንቀሳቀስ የምንጠቀምበት።

ወጣቱ በስራ ላይ ያለ የጣውላ ባለሚያ ቤት ባለሙያ ከእንጨት የተሰራ ወንበሮች ወይም አልጋ የሚሰራበት የእንጨት እያለሰለሰ የሚገኝ ስራ ላይ ያለ በቃ።

የኦርኬስትራፖች ከታች ጥቁር ሱሪ ከላይ ቀይ ቀይ ኮፍያ ነጭ መቀነት ለብሰው ታላላቅ የሀገር መንግስታት ሲመጡ ወይም በባዕላት ወቅት የመያቀርቡት የሙዚቃ ትርኢት ነው።

ዪትዮጵያ ኦርቶዶክስ ተዋህዶ በአላት ውስጥ አንዱ በከተራ ወይም በጥምቀት በአል ጠዋት ወይም ሌሊት ተነስቶ ስዎቹን ለቅዳሴ የሚሄዱበት በአላትን እያከበሩ ወንዶችም ሴቶችም ነጭ ለብስው የሚያከብሩት በአል ።

የአማራ መገናኛ ብዙሃን ዜና ሙዳይ በሚያቀርብበት ሰአት ላይ ያለ እና ዝርዝር ዜናዎችን እያቀረቡ እንድሁም በምልክት ቋንቋ መስማት ለማይችሉት የሚያስተረጉሙ የሚያሳይ።

በወፍ ቅርፅ የተሰራ ሀውልት ነጭ ቀለም የተቀባ ሁለት አዋፋት አንድ ጎቢራዋን የምታክ አንዱ ደግሞ ለመብረር የተዘጋጄ ከጀርባቼው የሰው መዝናኛ ያለበት አዋፋት።

ኒቪያ የወንዶች የሽታ ማጥፊያ ዶድራንት ሰማያዊ ክዳን ያለው እንድሁም ከታች በጠርሙስ የተሰራ ለወንዶች ቆንጆ መአዛ እንድሰጥ የሚያደርግ መዋቢያ።

በኢትዮጵያ ባህላዊ የሙዚቃ መሳሪያ ዉስጥ አንዱ የሆነዉ መሰንቆ የሚጫወትልን አንድ የመሰንቆ ባለሙያ ከመንገድ ዳር ወይም በመሀል መንገድ ላይ ቆሞ በዛፎቹ የተከበበ መንገድ።

ባህላዊ ህክምና ወገቡን ወይም ጀርባውን የታመመ ሰው ኮፍያ ያደረገ ማስክ የለበሰ ወይም አፍንጫውን የሚያፍን መከላከያ የለበሰ ባህላዊ ህክምና እየቀጨ።

የንግስ ወይንም ደግሞ ጥምቀት በአል በሚከበርበት ጊዜ ታቦታት ሲወርዱ የከተራ በአል የሚያከብሩ ወጣቶች ሴቶች ጥሩንባ በመያዝ ከበሮ በመያዝ እየተጫወቱ ታቦትን እየሸኙ የሚገኙ ወጣቶች።

ባህላዊ ወጣት የሆነች ፣የባህል ልብስ የለበሰች ከጆሮዋ ነጭሬ ያደረገች ፣ቆንጆ ማአዛ ያለው ሽታ ነጭሬ ያደረገች ከሣር ክምር ከጀርባዋ የሚታይ

የአስቸኳይ ጊዜ አዋጅ ጠቅላይ መምሪያ እዝ ዋና ሰብሳቢ አቶ ተመስገን ጥሩነህ ስብሰባ በሚያካሂዱበት ጊዜ ወይም መመሪያ በሚያስተላልፉበት ሰዓት።

የልጆች ትምህርት ቤት ገና ከ0 ክፍል እስከ 3ኛ ክፍል ያሉበት የማዋያ ትምህርት ቤት መምህር እያስተማረ ቦርሳቸውን አስቀምጠው ትምህርት ላይ ያሉ ህጻናት።

እጅግ በጣም ጫካ የሆነ መልክአ ምድር ፣በዛፎች የተሞላ መልክአ ምድር ረጅም ሰልፍ ያለው የመኪናዎች ቦታ ፣በጣም ረጅምና ደን።

የመኪና የማስዋብ ስራ የሚሰሩ ወጣቶች ስራቸውን እየሰሩ ቢጫ የመለያ ልብሳቸውን ኤግል ዘመናዊ የእፋሎት መኪና እጥበት የሚል ቦታ።

ባህላዊ አልባሳት የወንዶች ዘንግ እንዲሁም ደሞ የሚያደገድጉት ወይም አግድም የሚለብሱት ነጠላ ከቆዳ የተሰራ ጫማ ከቆዳ የተሰራ አረጓዴ ከለር ያለው ቀበቶ።

ፍራፍሬዎችን ፈጭቶ ወደ ፈሳሽነት እሚቀይርልን የፍራፍሬ መፍጫ ነጭ ከለር ያለው ከላይ የብርጭቆ ወይም ከማይካ የሚሰራ ሞተር ያለውየፍራፍሬ መፍጫ ነው።

ሹርባ የተሰራች አንዲት ሴት ጨሌ የተደረገበት ለወጣትና ልጃገረድ የሚሆን ፣ለህፃናትም የሚሆን የፀጉር አሰራር።